የተለያዩ አስደሳች የሆኑ ዜናዎች በአማራ ሚድያ ሲቀርቡ እንመለከታለን እንደ ተሰሩ አዳዲስ ነገሮች መሰረተ ልማቶች እንድንመለከት ያደርጋል ማለት ነው ይህም ማህበረሰቡ ተነሳሽነት እንዲኖረው ያደርጋል።

የማንጎ ዛፍ ለምለም የሆነ አረንጓዴ ቅጠል ያለው ትልልቅ ዛፍ ሲሆን፤ አበባም በመፍራት መጨረሻ ላይም ደግሞ የማንጎን ፍሬ የሚያፈራ ነው ማለት ነው። ቅጠሎቹ በጣም ደስ የሚሉ እና ለስላሳ የሆኑ ዓመቱን በሙሉ የማይረግፉ ቀጠሎችን የያዘ ነው።

ስርዓተ ትምህርት የተቀረፀለት የከፍተኛ ትምህርት ደረጃ የተለያዩ ነገሮችን በማሟላት ተማሪዎች እውቀት እንዲያገኙ መንግስት የድርሻውን ይወጣል ማለት ነው። ቤት በመስጠት ፣ምግብ በመስጠት እና መምህራኖችን በመቅጠር ያስተምራል።

በጣም ብዙ ማህበረሰቦች ተሰብስበው ስፓትታዊ ውድድር ወይም ስፖርት እየሰሩ ነው ምንመለከተው እነዚህ ስፖርት የሚሰሩ ከትንንሽ ጀምሮ እስከ ትልልቅ ሰዎችን እንመለከታለን ማለት ነው። አልባሳታቸው ለብሰው እየሰሩ እንደሆነ ተመልክተናል ማለት ነው። ለጤና በጣም ጠቃሚ እና አስፈላጊ እንቅስቃሴ ነው።

ዶሮን በማርባት የተለያዩ ጥቅማ ጥቅሞችን ማግኘት ይቻላል። ያንን ደግሞ ለማድረግ ዶሮዎችን በመንከባከብ መኖዎችን በስነ ስርዓት በመስጠትና እነሱንም ፅዳታቸውን በመጠበቅ እንቁላል በመጣል የተለያዩ ጥቅሞችን ይሰጡናል ማለት ነው።

የዶሮ ወጥ በጣም በአብዛኛው ሰዎች ተወዳጅ የሆነ የምግብ ዓይነት ነው በጣም ጣፋጭ በጣም ተጠንቀቀው የሚሰሩት የምግብ ዓይነት ነው በአብዛኛውን በበዓል ሰዓት ሰዎች ተሰብስቦ ቤተሰብ በጣም ደስ በሚል ሁኔታ ተሰርቶ

እትዬ የቤት መኪና እጅግ የምትመራና በጣም ውበት ያላት በኤሌክትሪክ የምትሰራ መኪና ዘመናዊ ሆኖ ከመጡት መኪናዎች መካከል የምትመደብ ናት አሁን ላይ አብዛኛውን እየመጡ ያሉት የኤሌክትሪክ መኪናዎች ናቸው ማለት ነው። በጣም ብዙ ነገሮች ተሽለውና በጣም ፈጣን በጣም ሁሉም ነገር አስተካክሎ የተሰራላቸው ናቸው።

እጅግ የሚያምር ቦታ ላይ እየተቀመጠ መኖሪያ ቤት ነው የምንመለከተው ይህ የመኖሪያ ቤት አካባቢው በጣም የሚያምር ለመኖሪያ በጣም ምቹ የሆነና የቤቱም ማሰራር በጣም የሚያምርና ደስ የሚል በቢጫ ከለር ያለው ቤት ነው ማለት ነው። ለመኖሪያ በጣም ምቹ የሆነ አካባቢ ነው። ሳር ዛፍ ምናምን ያለው ነው።

ጠቅላይ ሚኒስተር ዶ/ር አቢያ ህመድ በኢትዮፒያ ለ ሌልተወሰኑ ዓመታቶች መሪ ሆነው እያገለገሉ ያሉ አባት ናቸው ማለት ነው በጣም ጥሩ ሥራዎችን እየሰሩ ያሉ እና ችግኞችን በማስተካል የተፈጥሮ ሀፍታችንን እየመለሱ እናገኛቸዏለን፡፡

ፑሻፕ ከስፖርታዊ እንቅስቃሴዎች መካከል የሚመደብ ሲሆን የተለያዩ የሰውነት ጡንቻዎቻችን ለማንቀሳቀስ እና ለማጠንካር የሚነጠቀምበት የስፖርት አይነት ነው ማለት ነው። ፑሻፕን ያለ መሳሪያ የምንሠራው ነው ማለት ነው። በመሣሪያ ብቻ ልንሰራው ይችላለን። በሁለት ዓይነት አሰራር ልንሰራው እችላለን። ለጤናችን በጣም ጠቃሚ የሆነ እና ሰውነታችን የሚበርታልን ነው።

የፖስታ አገልግሎት የራ የሆነ አርማለሁ የታከባቢ እንደሚገኝ ለመግለጽና ሰዎች እንዳይቸገሩ አግባቡ ሄደው የሚያደርግ ነው ማለት ነው

በተለያዩ ቦታዎች የ ሥራ ቅጥር ማስታወቂያ በማስታወቂያ ቦርዶች ላይ እይለጠፋል ይህም ማስታዋቂያ ሥራ ያጡ ወይም ደግሞ ተምሮ ተመርቀው የተቀመጡ ሰዎች እየዞሩ በሚውበት ጊዜ በቀላሉ ሥራ ይወጣበትን ቦታ እንዲያውቁት የሚያገለግል ነው

የኢትዮጵያ መልካዓ ምድር የተለያዩ ተራራዎችን ጋራ ሸንተረሮችን ወንዞችን ሸለቆዎችን የተለያዩ ጫካ እና እጽዋቶችን ያዘ በጣም እጹብ ድንቂ የሆነ መልካ ምድር አለው ማለት ነው የተለያዩ ታሪኮችን አሉት፡፡

በኢትዮጵያ የተለያዩ መሠረተ ልማቶች እየተሠሩ ይገኛሉ የተለያዩ እጽዋቶችን በመትከል የተፈጥሮ ሀብትን እንዲመለስ እና አየራችን እንዲስተካከል መንግስት በትኩረት እየሰራ እንመለከታለን ማለት ነው በየከተማዎቹ ሆነ በገጠሩ የተለያዩ ዛፎች በጣም ብዙ እየተተከሉ እናገኛለን።

ማንጎ ለጤና ጠቃሚ የሆነ የፍራፍሬ አይነት ሲሆን ከትልቅ ዛፍ የሚቆረጥ ከለሩ ቢጫ የሆነ በጁስ መልክ ወይም ደግሞው እራሱን ፍራ ፍሬዎን የምንመገበው ለጤና መጣም ጠቃሚ በሽታ ተከላካይ ነው። ማለት ነው ማንጎ በአብዛኛው የሃገራችን ክፍል ሊበቅላል እናገኛለም።

ደሴትም የምናየው በውሃ የተከብበሽ መሬት ማለት ነው፡፡ በጣም በሚያምር እና በሚያስገርም ሁኔታ ባህር ዙሪያውን ዝሮት መሃል ላይ ደግሞ እፅዋትዎች ቤቶች ና የተለያዩ መኖሪያዎች ናያደም ማለት ነው፡፡ በጣም ደሴ የሚል እና በጣም አስገራሚ የሆነ ድንቅ ተፈጥሮ ነው፡፡

እጅግ ዘመናዊ የሆነ የምግብ ጠረብ ጴዛ በጣም በሚያምር ሁኔታ እንመለከታ ለን ለንግድና ግብይት የቀረበ በተለያዩ አማራጮች የተሠራ በጣም ሰውን ደስተኛ የሚያደርግ ቤቱን ውበት የሚያላብስ የምግብ ጠረብ ጴዛ ነው፡፡

የተለያዩ ሰዋችን ሴቶች አሉ ወንዶች አሉ በአንድ ላይ ተሰብስበው ባህላዊ ልብስ ለብሰዉ አብዛኛውን ተመሳሳይ የሆነ አልባሳት ለብሰዉ በጣም ደስ በሚሉ ሁኔታ እንመለከታቸዋለን ማለት ነው የሀገራችን ሙዚቃ ለማቅረብ እየተዘጋጁ እንደሆነ እንመለከት አለም ማለት ነው። በጣም ውበት አላቸው፣ አለባበሳቸው አቋቋማቸው ሁሉም ነገራቸው ውበት አለው።